ታክሲ ታክሲ በብዛት በመጠኑም ከ12-19ዎችን ከቦታ ወደ ቦታ የሚሸጋገሪልን እጅግ በጣም የሆነ አብዛኛው ከተማ የተለመደ የተሽከርካሪ አገልግሎት የሚሰጥ መኪና ነው

ጎጆ ቤቶች ቤቶች በገጠር የሚሆን ደስ የሚሆኑ እንደምናየው ተረጋግተው የተሰሩ ቤቶች ከጀርባቸው ደግሞ ደስ የሚሉ ብዛት ያላቸው ከብቶች እና ዛፎች ምስል

ግሸን ሊሸን በላሊበላ አማራ ክልል ሲሆን የክርስትና እምነት ተከታዮች በየዓመቱ እየሄዱ ሀይማኖታዊ ስርዓት በአለም የሚያከብሩበት እጅግ ታሪካዊ ስፍራ የሆነ ግማደ መስቀሉ ያረፈበት ቦታ ነው።

ይህ ምናየው ደግሞ የሀገራችን ኩታ ሲሆን መቀነስ ሲሆን እጅግ በአማሩና ውብ በሆኑ የተለያዩ ቀለማት የተሰራ ደስ የሚል የመቀነስ አይነት ነው።

መጽሀፍ መጽሄት እና ጋዜጣወች ዛጉል ዛጉል ከ ሶስት ጊዜ በላይ የታተመ እጅግ በጣም የተወደደ በሀገራችን ካሉ ልብ ወለድ አንዱ የሆነዉ የዛጉል መጽሀፍ ሽፋን ነዉ።

ሂል ጫማ ሂል ጫማ የምንለው ከተረከዙ ወይም ከኋላ በኩል ረዘም ያለ የጫማ አይነት ሲሆን፤ ከፊት በኩል ደሞ ዝቅ ያለ በሀገራችን ሴቶች ለመዘነጥ የሚለብሱት የጫማ ዓይነት ሂል ጫማ ይባላል ።

ከሰማይ የወረደ ፍርፍር ይህ የምናየው የመጽሐፍ ሽፋን ከሰማይ የወረደ ፍርፍር የሚለው የመጽሐፍ ሽፋን ሲሆን፤ እንደምናውቀው እጅግ በጣም የተወደደ የልብወለድ ዓይነት አንዱ ነው።

ኮረፌ ኮረፌ እንደ ጠላ አይነት ሲሆን እጅግ በጣም ብዙ ኮረፋ ያሉት ሲጠጣ እጅግ በጣም ጣፋጭ የሆነ መጠጥ ሲሆን ከጎኑ ደግሞ በቆልት በሰሃን ቀርቦ የሚያሳይ ምስል ነው።

ጋሪ ሰዎችን የገጠር ሰዎችን እህላቸው ጭነው ከጀርባቸው ደግሞ ትልቅ ዕቃን ይዞ ጋሪው ከአንድ ስፍራ ወደ ሌላ ስፍራ እያዘዋወራቸው የሚያሳይልን ምስል ነው።

አድማስ ሎተሪ አድማስ ዲጂታል ሎተሪ ሀያ ሁለተኛው ዙር እየደረሰ ሲሆን በ 10 ብር ብቻ በመቁረጥ ሚሊየነር የሚያደርግ ሁለተኛ ሚሊዮን ሶስተኛ እጣ አንድ ሚሊዮን የሚሰጥ 605 በመደወል የሚቆረጥ የሎተሪ አይነት ነው።

የእንግሊዝ ፕሪምየር ሊግ ማንችስተር ሲቲ ከቸልሲ የሚያደርጉት ጨዋታ ይጠበቃል የተለያዩ የእንግሊዝ ፕሪምየር ሊግ የሚያደርጉትን የግድያ ሰዓት የሚያሳይ ምስል

ባለቁን ሞሰብ ባለቁን ሞሰብ በእጅ የሚሠራ ከስንሉ ከማ እና ከተለያዩ ቀለም ካላቸው ነገሮች የሚሠራ የሞሰብ ዓይነት ነው

ቀይስር ቀይ ስር ብዙም ግንድ የሌለው ትንሽ ቅጠል ብቻ ያለው ሲሆን ወደ ውስጥ መሬት ይዞ ታ ገብቶ የሚበቅል ለምግብነት የሚያገለግል ቀይ ቀለም ያለው አትክልት ነው።

ቤትና መኖሪያ ቤት ከእነዚህ ቤትና መኖሪያ ቤት አንዱ መካከል ጎጆ ቤት ሲሆን በሀገራችን በገጠሩ አካባቢ በብዛት የሚገኝ እና የተለመደ ሲሆን ከሳር በመጠቀም የሚሰራ ጎጆ ቤት ይባላል።

የኩሽና እቃዎች እነዚህ እቃዎች ምግብን ስንሰራ ለማማሰል ደግሞ ምግቡን ከሰራነው በኋላ ለመጨለፍ የተለያዩ ከእንጨት የተሰሩ ሹካ ማንኪያና ጭልፋዎች ምስል ነው።

ችግኝ ወይም ፍል ከምስሉ የመንረዳው እናቶች በብዛት ተሰብስበው ችግኞችን እያፈሉ ችግኞችን አፍለተው ደግሞ በተለያዩ ስፍራ በማዘዋወር ለዛፍነት ወይም ላትክልትነት የሚያበቁበት ተግባር ነው።

ብዛት ያላቸው ወርቃማ ቀለም ያላቸው ፊኛዎች እና ሌላም የተለያዩ ቀለም ያላቸው ፊኛዎች እና በወርቃማ የተሰሩ ጌጣጌጦች ጠረጴዛዎች የሚያሳይ ምስል ነው።

የክርስት ና እምነት ተቀታይ ፈፃኑ ወጣቶች የክርስትና አባቶችን ተላልቆቻችውን አዛመቶችን እግር በማጠብ ላይ አባቶች ደግሞ ልጆቹን በማቀፍ ላይ የሚያሳይልን ምስል ነው።